ማህበራዊ ዉህደት ተማሪወች ከተለያዩ ማህበራዊ እና ባህላዊ ዳራወች ጋር በቀላሉ እንዲግባቡ ይረዳል ። የጋራ እዉቀት በመስጠት ማህበራዊ ትስስርን እና መከባበርን ያጠናክራል።

የስራ ገበያ ፍላጎት በቀጥታ የስራ ፍላጎት ላይ የተመሰረተ እመሆኑ ምርቃት በፍጥነት የማግኘት እድላቸው ሰፊ ነው ለሀገሪቱ የኢንዱስትሪ ልማት ወሳኝ ነው።

የቨርችዋል ልምምድ ውስብስብ የሳይንስ ሙከራዎች ያለ አደጋ በቨርችዋለሁ ላቦራቶሪዎች እንዲያካሄድ ይፈቅዳል የእውነታውን ዓለም አስመስሎ በማቅረብ የመማርን ጥራት ያሳድጋል።

የዜግነት ትምህርት ስለ ዜግነት መብት እና ግዴታዎች ፣ስለ ሰላም ፣ስለ ዲሞክራሲ እና ስለ አካባቢ ጥበቃ ግንዛቤ ይፈጥራል። ማህበራዊ ተሳትፎ እና ሀላፊነትን ስሜትን ያዳብራል።

ለስፔሻላይዜሽን መሰረት ለበለጠ የትምህርት ዘርፍ የስፔሻላይዜሽን መሰረት የሚጥል ነው። ተማሪዎች የየትኛውም መስክ እንደሚደርስባቸውና የተሻለ ችሎታ እንዳላቸው እንዲያውቁ ለመወሠን ይረዳቸዋል።

የህዝብ ተሳትፎ ሁሉም የማህበረሰብ ክፍል አካላዊ እንቅስቃሴ እንዲያደርግ በማበረታታት የህዝቡን ጤና ይደክፍል ለብዙዎች የመዝናኛና የውጤት ምንጭ ይሆናል።

በፕሮጀክት መማር ተማሪዎች ለረጅም ጊዜ የሚቆይ ጥያቄ ወይም ችግር ላይ ትኩረት በማድረግ ጥልቅ ምርመራ የሚያካሂዱበት ነው። ተግባራዊ ችግር የመፍታት ችሎታን ያዳብራል።

የፖለቲካ መገናኛ የፖለቲካ መረጃዎችን ከፓርቲዎች እና ከመንግሥት ወደ ሕዝብ የሚያስተላልፍበት ነው። ሚዲያ እና ማህበራዊ ሚዲያ በዚህ ሂደት ወሳኝ ናቸው።

የማህበረሰብ ፕሮግራሞች የንባብ ፕሮግራሞችን ታሪክ የማውራት እና የስልጠና ፕሮግራሞችን ያደርጋሉ። እነዚህ መርሐ ግብሮች ህዝቡ ቤተመጻሕፍቱን እንዲጎበኝ እና ማህበራዊ እውቀትን እንዲያዳብሩ ይረዳናል።

በግኝት መማር መምህሩ ግኝቶችን ሳይሰጥ ተማሪዎች ራሳቸው ችግርን መፍታት ወይም ሙከራ በማድረግ እውቀት እንዲያገኙ የሚያበረታታ ነው። የፈጠራ አስተሳሰብን ያሳድጋል።

ለአካል ጉዳተኞች መገልገያ ለአካል ጉዳተኛ ተማሪዎች የሚሆኑ ልዩ መገልገያዎች እንደ ራምቦችና ብሬል መጽሃፍት መኖር አለባቸው። ይህም ለሁሉም ተማሪዎች የትምህርት ተደራሽነትን ያረጋግጣል።

ቀጥተኛ መመሪያ መምህሩ መረጃን ደረጃ በደረጃና የሚያቀርብበት መዋቅራዊ ዘዴ ነው አዳዲስ ወይም ውሰብ ጽንሰ ሀሳቦች መሰረታዊ እውቀትን ለመስጠት ተመራጭ ነው

የጥራት ማረጋገጫ የትምህርቱን ጥራት ለማረጋገጥ ብሔራዊና ዓለም አቀፍ መስፈርቶችን ይቀበላል፤ ይህም የምሩቃንን ተቀባይነት እንዲያገኝና ደረጃውን እንዲጠብቅ ይደግፋል።

በልምድ መማር ተማሪዎች በእውነተኛ ተሞክሮዎች መስክ ጉዞና በመሳተፍ የሚማሩበት ነው የንድፈ ሃሳብ እውቀትን ከተግባራዊ ልምምድ ጋር ያገናኛል።

ወታደራዊ አገልግሎት ለመከላከያ ዓለም የሚያገለግሉ ዘመናዊ የጦር መሳሪያዎችን የስለላ ስርዓቶች ና ራዳሮችን ያጠቃልላል። ይህም የሀገራትን ደህንነት ለማድረጋገጥ ይጠቅማል።

የመሰናዶ ክፍል ልጆች የመቀመጥ የአስተማሪን መመሪያ የመከተል ና ለረጅም ጊዜ ትኩረት የማድረግ ልምምድ ያገኛሉ። ይህም የአንደኛ ደረጃ ትምህርት ቤት ለመግባት ያመቻቻል።

በቡድን መማር ተማሪዎች በትንሽ ቡድን በመከፋፈ ል የጋራ ግብ ለማሳካት አብረው የሚሰሩበት ነው የቡድን ስራን ና የመሪነት ክህሎትን ይገነባል

መገናኛ እንደ ሞባይል እና ኢንተርኔት ባሉ መሳሪያዎች አማካኝነት የሰዎች ግንኙነት ፈጣንና አለምአቀፋዊ እንዲሆን አድርጓል የመረጃ ለውውጥን ድንበር የለሽ አድርጎታል።

የችግር አፈታት በሙያቸው ውስጥ የሚያጋጥሙ ችግሮችን እንዴት መለየትና መፍታት እንዳለባቸው ያሰለጥናል። የንድፈ ሐሳብ ዕውቀትን በተግበር የመተግበር ብቃትን ያዳብራል።

የባህሪ ለውጥ ጤናማ አመጋገብን አካላዊ እንክስቃሴንና ከጎጂ ልማዶች መራቅን ያበረታታል ሰዎችን ለራሳቸው ጤንነት ኃላፊነት እንዲወስዱ እና የሕይወት ጥራትን እንዲያሻሽሉ ያነሳሳልደ

መረጃ ቴክኖሎጂ መረጃን የማከማቸት የማስኬድ እና የማሰራጨት ሥርዓቶችን ይመለከታል። በዘመናዊው የሥራ ዓለም ውስጥ የአይቲ ጠቀሜታ እየጨመረ መጥቷል።